የስፖርት መጽሔቶች ብዙ ጊዜ ስለ ዓለም አቀፍ ስፖርተኞች ለዓለም አቀፍ እግር ኳስ ተጫዋቾች እንዲሁም፤ ስለአገር አቀፍ ስፖርታዊ ክንውኖች በሳምንት ወይም በ21 ቀን ወይም በ 2 ሳምንት የሚዘጋጀው የመጽሔት አይነቶች ናቸው።

ሰዎች ቤታቸውን ለማስጌጥ የተለያዩ ጨርቆችን ይጠቀማሉ። ጨርቆች ቤቶችን ለማስጌጥ የሚጠቅሙት የተለያዩ የቅርፅ በመስጠት ፣እንደ ዚግዛግ ቅርጽ በማስደርግ ፣እንደ ቢራቢሮ ነገሮችን በመስራት፣ ግድግዳ ላይ በመለጠፍ ፣በማንጠልጠል ለቤቱ ውበት ይሰጣሉ።

የአገር መሪዎች ብዙ ጊዜ በሀገሪቱ ሰዎች ተመርጠው ህዝቡ እናንተ ብትመሩን ጥሩ ይሆናል ብለው መርጦአቸው ሀገር የሚመሩ ግለሰቦች ናቸው። እነዚህ ግለሰቦች ብዙ ጊዜ የሚመረጡት በህዝቡ ነው።

ሸማቾች የሚባል የንግድ ቦታ ባህር ዳር ውስጥ የተለመደ አይነት የንግድ ቦታ ነው ብዙ እቃዎች በጅምላ የሚገኙበት ቦታ ነው ሸማቾች ጋር ተሄዶ የሚታጣ ነገር አይኖርም እቃዎችን ቅናሽ ስላላቸው ብዙ ደንበኛ አላቸው። ሸማቾችን በብዛት የሚጠቀም የትኛው ማህበረሰብ ክፍል ነው።

ሀይማኖታዊ ጉዞዎች በብዛት የሀይማኖቱ ተከታዮች የሀይማኖት ግዴታዎቻቸውን ለመወጣት ከሚያደርጉት ጉዞ መካከል ይመደባል። ለምሳሌ በስልምና ሃይማኖት ሙስሊሞች ወደ ሀጂ ጉዞ አላቸው። ሀጂ ደርሰው የሚመጡበት። ሀጂ ተብሎ የሚሄድበት ቦታ የት ነው?

የከተማ ግብርና የሚባለው ከተማ ውስጥ የሚኖሩ ሰዎች በብዛት ያላቸው የጓሮዋቸውን በመጠቀም የተለያዩ እጽዋቶችን ማልማት ሲችሉ እንስሳቶችን በትንሽ ቦታ ሲያረቡና ሲሸጡ የከተማ ግብርና ይባላል።

የሙያ ትምህርቶች ከመደበኛ ትምህርት በተጨማሪ ሰዎች የተሻለ ሙያን ለማዳበር ክህሎታቸውን ለማዳበር ወይም አዲስ ሙያን ለመልመድ ስሉ የሚገቡባቸው ትምህርቶች ናቸው። የሙያ ትምህርቶች ውስጥ የተለያዩ የብረት ስራዎች፣ የምግብ ዝግጅቶች ይካተታሉ።

እስኒከር ጫሞዎች በብዛት ሽፍን ጫማ ስለሆኑ ለስፖርታዊ እንቅስቃሴዎች ሰዎች በብዛት ይመርጧቸዋል ። እስኒከር ጫማዎች አየር ስለሚያስገቡ ሙቀት ያን ያክል አይፈጥሩም ። ምቾትም አላቸው ። በአማካኝ እስኒከር ጫማ ዋጋ ባህርዳር ውስጥ ስንት ነው ?

ድልድዮች ከተለያዩ የስነ-ህንፃ ግንባታ አካል እንደሆኑ ይታወቃል። ድልድይዎች ኢትዮጵያ ውስጥ በብዛት ከእነዚህም ውስጥ አንዱ በባህርዳር የሚገኘው የአባይ ድልድይ ነው። እረጂምና ለአይንም ማራኪ የሆነ ድልድይ ነው።

ሙዝ ለጤና በጣም ጥቅም ካላቸዉ የፍራፍሬዎች አይነቶች መካከል አንዱ ነዉ። ሙዝ በዉስጡ ፖታሽየም እና ካልሽየም የመሳሰሉ ንጥረ ነገሮችን ስለያዘ ለአጥንት ትልቅ ጥቅም አለዉ። ሙዝ በአማክኝ ባህርዳር ዉስጥ የሚሸጠዉ ስንት ብር ነዉ?

ጋዜጣ ላይ የሚወጡ ማስታወቂያዎች ብዙ ጊዜ ከመደበኛ ማስታወቂያዎች በቲቪና ከሬድዮ ከሚተላለፉ ለየት የሚያደርጋቸው ብዛት ያላቸውን የሐራጅ ማስታወቂያዎችን የባንክ ማስታወቂያዎችን ስለ አክሲዮኖች አዋጆች ምናምን ስለሚወጡ ነው።

ኮፍያ ማድረግ እንደ ፋሽን ከተቆጠረ ረዥም ጊዜ ይሆነዋል። ከቅርብ ግዜ ወዲህ ደግሞ ኮፍያ እንደ መዘነጫም እንደ ፋሽንም በደንብ አገልግሎት እየሰጠ ያለ የፋሽን አይነት ነው ።ኮፍያን በብዙ አይነት መልኩ መልበስ ይችላል ።ኮፍያ ስንት ነው ዋጋው የሚሸጠው?

ኮንዶሚኒየም ኢትዮጵያ ውስጥ ብዙ ሰዎችን በጋራ አነስተኛ በሆነ ቦታ እንዲኖሩ ለማድረግ ከተሠሩ መሠረተ ልማቶች መካከል አንዱ ነው። ኮንዶሚኒየም በዋጋም ርካሽ ስለሆነ ሰዎች በብዛት ለመሆን ይመርጡታል። ባህር ዳር ውስጥ የት የት ኮንዶሚኒየም ይገኛል?

ሽመና የጥበብ እና ባህላዊ ልብሶችን ለመስራት የሚያገለግል ጥበብ መገለጫ ነው ። እንደ እየብሄረሰቡ እንደ እየባህሉ የተለያዩ የሽመና አይነቶች አሉ ። የሽመና ዋነኛ ግብአት የሚባለው ምን ተክል ነው?

ትምህርት ኢትዮጵያ ውስጥ እንደ ትምህርት ተብሎ መሰጠት የተጀመረው ምናልባትም በአፄ ኃይለስላሴ ዘመነ መንግስት ጊዜ ነው ። አፄ ኃይለስላሴ ናቸው ዘመናዊ ትምህርትን ወደ ኢትዮጵያ እንዲገባ ያደረጉት ። ዘመናዊ ትምህርት ከባህላዊ ትምህርት የሚለየው " ካሪኩለም " ተዘጋጅቶለት በደንብ ስለሚዘጋጅ ነው ። ዘመናዊ ትምህርት እስከ ስንተኛ ክፍል ነው ?

አበቦች ከእጽዋቶች ውስጥ የሚጠቀሱ ሲሆን አበቦች ለአየሩ ተስማሚ ከመሆናቸው በላይ እንደሌሎች እጽዋቶች ውበትን ለመጠበቅ ያካባቢውን ዉበት ለማድመቅ የሚያገለግሉ እጽዋት ዝርያዎች ናቸው። ኢትዮጵያ በተለይ በጣም ብዙ አይነት አበቦች አሉ።

ለጤና ጥቅም ካላቸው ምግቦች መካከል አንዱ ነው በብዛት መመገብ ይቻላል ሰላጣ አረንጓዴ ስለሆነ የሚበላ ምግብ ተቆራርጦ ከሌሎች አትክልቶች ጋር ከሌሎች ጋር ተቀላቅለው ይፈልጋል

በየአይነት ከታዋቂ ምግቦች መካከል አንዱ ነው። በየአይነት ውስጥ ብዙ አይነት ምግቦች አሉ። ክክ አልጫ ድንች ጎመን ካሮት ቀይስር የመሳሰሉት በየአይነት በአማካይ ስንት ብር ይሸጣል?

ወንበር በዋነኝነት ለቤትም ሆነ ለቢሮ ከሚያስፈልጉ እቃዎች ዉስጥ አንዱ ነው። ወንበሮች የተለያየ አይነት አሰራር ሊኖራቸው ይችላል። ቢሮ ዉስጥ በነጠላ በነጠላ የተሰሩ ወንበሮች ሊኖሩ ይችላሉ ወይም ደግሞ ቤት ዉስጥ እንደ ሶፋ አይነት ወንበሮችም አሉ። አንድ ወንበር ባህርዳር ዉስጥ ስንት ብር ነው የሚሸጠው?

የቤት መኪኖች በጣም ዘመናዊ እየሆኑ ከመምጣታቸው የተነሳ በጣም ዋጋቸው እየጨመረ ካሉ የመጓጓዣ ወይም ተሽከርከሪ አይነቶች ውስጥ ይመደባሉ። የቤት መኪኖች በታም ብዙ አይነት ሊሆኑ ይችላሉ። ሰው እንደየአቅሙ መግዛት የሚችላቸው ናቸው። አንድ ሰው ስንት የቤት መኪና ቢኖረው ጥሩ ነው?

የጀበና ቡና ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ የመጣ የምግብ ቤት ወይም የቡና ቤት አይነት ሲሆን ቡናው እንዳለ ከነክብሩ ከነጀበናው ከነጭሱና ከነ ፈዲሻው የሚቀርብበት የቡና ሴርሞኒ ነው። አንድ ጀበና ቡና ስንት ብር ነው የሚሸጠው?

የዶሮ እርባታ ከግብርና ስራዎች መካከላ አንዱ ሲሆን ዶሮዎችን በመሰብሰብ በማርባት እንቁላላ እንዲጥሉ በማድረግ እንዲሁም ስጋቸውን ለምግብነት በማቅረብ የሚሰራ ስራ ነው። የዶሮ ግብርና ብዙ ጊዜ አዋጭ አይደለም። የዶሮ እርባታ ለመጀመር ስንት ብር ያስፈልጋል?

ጎመን ለጤና በጣም ጥቅም ካላቸው አትክልቶች መካከል አንዱ ነው። ጎመን ብዙ አይነት የጎመን አይነት አለ። ጥቅል ጎመን የሀበሻ አለ ጎመን የሚባለው ትልልቅ ትልልቅ ቅጠል ያለው ጎመንም አለ ጎመን ብዙ ጊዜ የሚበላው በምን ወቅት ነው?